ስራ ላይ የድለላ ስራን ብንመለከት በወንዶች የሚሰራው። ቤቶች ሊሆን ይችን

ማህበረሰብ እና ቤተሰብ ላይ ለምሳሌ፦ በድሬዳዋ ያሉትን ማህበረሰብ ብንወስድ በሀገሪቱ ውስጥ በጣም በፍቅራቸው፣ በአንድነታቸው ይታወቃሉ የሚባሉ ማህበረሰቦች ናቸው።

ማስታዋቂያ ላይ የሬዲዮ ማስታወቂያዎችን መውሰድ እንችላለን። የሬዲዮ ማስታወቂያዎች በድምጽ ብቻ የሚቀርቡ እና በአንድ አብዛኛዉን ጊዜ ታዋቂ የሆኑ ሰዎች ወይም የፕሮግራም አዘጋጆች ናቸው የሚያቀርብዋቸው፤ እና ስለአንድ ድርጅት ሊሆን ይችላል የሚያቀርቡት።

ግብርና ላይ በቀላሉ በጓሯችን ማምረት የምንችለዉ ጎመንን ብንወስድ ጎመን በጣም በትንሽ ጉልበት ብቻ ነዉ የሚፈልገዉ ቶሎ ነዉ የሚበቅለዉ ቶሎ ነዉ የሚደርሰዉ ቶሎ ለምግብነት መዋል ይችላል።

ባንዲራ እና መለያ ሀገራቶች የሚጠቀሙት ነው አንድን ሀገር በምን እናቃታለን ቢባል ባንዲራዋ ነው የሆነ ኢትዮጵያ ሲባል አረንጓዴ፥ ቢጫ፥ ቀይ ነው የሚመጣልን ለኢትዮጵያ መለያዋ ነው።